በቡና ቤቶች የተለያዩ ትኩስ መጠጦችን የምናገኝበት ቅሽር፣ ቡና፣ ሻይ የተለያዩ የሻይ አይነቶች የብርቱካን ሻይ፣ ሎሚ ሻይ የተለያዩ አይነት ማለት ነው እነሱን የምናገኝበት እንዳጠቃላይ ትኩስ ነገሮችን የምናገኘበት እና ሰዎች መተዳደሪያ ብሎ የከፈቱት አይነት ነው።

ምግብ ቤቶች በጾም ሰአት እና በፍስክ ሰአት የሚሰሩት የምግብ ዓይነት የተለያየ ወይም ደግሞ ሰዎች በሚፈልጉበት መንገድ ፍስክ በሚሆንበት ሰአት የተለያዩ የስጋ አይነቶችን እና እንቁላል ብዙ ጥሩ ምግቦችን የሚያቀርቡበት ሁኔታ አለ።

የበጎ አድራጎት ክበባቶች ወይም ደግሞ ድርጅቶች የሚመሠረቱት በበጎ ፈቃደኛ ሰዎች ስብስብ አማካኝነት ነው ይህም ደግሞ የተለያዩ በጉልበትና በገንዘብ ሰብስበው ማህበረሰብ ለማገዝ የሚያደራጁት ነው።

ስጋ ቤቶች ራሳቸውን ችለው የተለያዩ በሬዎችን ለማህበረሰቡ በማረግ ለማበረሰቡ አገልግሎት የሚሰጡት የሆኑ በአብዛኛው በነዚህ አካባቢዎች የሚሰሩ የምግብ ዓይነት የስጋ ነው የሚሆነው እነሱ ማቅረቢያ የተለያዩ የመጠጥ ቤቶች ሊኖሩ ይችላሉ።

እቃዎች በኮንትሮባንድ አማካኝነት ወደ ሀገር ውስጥ በሚገቡበት ጊዜ የተለያዩ ችግሮችን በህዝቡ ላይ ይዞ ይመጣሉ። ከነዚህም ችግሮች መካከል ኤክስፓየርድ ያደረገው የተለያዩ እቃዎችን በማስገባት አብዛኛውን ጊዜ ደግሞ መድኃኒቶችን ኤክስፓየርድ ይስደረጉ በማስገባት ማበረሰባችን ለህልፈተ ሞት እንዲዳረግ ያደርጋል ።

ሆቴሎች ላይ የአልጋ አገልግሎት በመነፈልግበት ጊዜ በተለያየ አይነት አገልግሎት ሊሰጠን ይችላል ማለት ተደጋ ወይም ደግሞ አንዳንድ ጋብቻውን አንድ ክላል ውስጥ ማደር ከፈለጉ ወይም ደግሞ ወጪን ለመቀነስ አልጋ ይዛሉ

የተለያዩ ንብረቶች ኑረውን ብሩ ካስፈለገን ግን ወደ ጥሬ ገንዘብ ለመቀየር የተለያዩ ንብረቶቻችንን ልንሸጥ እንችላለን ወይም ደግሞ ሌላ መንገድ ተጠቅመን ጥሬ ብር ለሚያስፈልገን ሁኔታ መያዝ የምንችልበት ሁኔታ ነው ማለት ነው።

እጅግ ደስ ሚል በጣም የሚያምር ሽታያላቸው የተለያዩ ሽቶዎች እስፕለሾች ዱድራንቶችን ሶፐርማርኬት ላይ እናገኛለን። ይህም በጣም ደስ የሚል ጠረን ኑሮን እና አምረን ተወበን እንነወጣ ልብቶቻችንም ደስት የሚል ጠረን እንዲኖራቸው የሚያገለግል ነው።